ዮናስ ምግብ ቤት ምግብ ቤት እንግዲህ በደብረ ማርቆስ ከተማ ካሉ ንግግር የተለያዩ እንዲሁም ዳቦ እና የተለያዩ በጣም ምግቦች የሚገኙበት ምግብ ቤት ነው የምግብ ቤት እንግዲህ ይገኛል

ገብያ ገብያ ተብሎ ከሚጠራው እግዲ ከገበያ ማዕከላት ውስጥ አንዱ ሲሆን ባህዳር ከተማ ወስጥ እራሱ ገበያ ተብሎ የተሰየመበት በጣም ብዙ የምንፈልጋቸውን ነገሮች የምናገኝሰት ብዙ የሸቀጥ እና የተለያዩ ንግድ ላይ አለማ ላይ ያሉ ነገሮችን አካቶ የያዘ ባህዳር ከተማ በተለየ ሚገኝ ዋና ነው። ገበያ

እቴጌ ቡና ቤት ቡና ቤት የምንለው በደብረማርቆስ ውስጥ ካሉ ቡና ቤቶች ውስጥ አንዱ ነው። ይህ ቡና ቤት እንግዲህ የተለያዩ ትኩስ መጠጦች የሚገኙበትን ቡና ቤት ነው። እንዲሁም የአልኮል መጠጦችን ጨምራ የምትሸጥ እቴጌ ጣይቱ የተሰየመ ቡና ቤት ነው።

የቤት ሂደት ገዢው ሪል ስቴት ኩባንያ የምትረከብበት ሂደት ነው ስምምነት መፈረመ ሂደት እንግዲህ የቤት ግብይት ሂደት ይባላል

የኢንቨስትመንት አስተዳደር ቤተክርስቲያኗን ለማስተዳደር በባንክ ተቀማጭነት በጎን ወይም በሌሎች አስተማማኝ ቦታዎች ላይ ማዋልዋን የአንድን እያረጋገጡ የሚከታተሉ ሰዎች የኢንቨስትመንት አስተዳደር ይባላሉ።

ከድርጅቶች ድጋፍ የድርጅቶች ድጋፍ ማለት በቤተክርስቲያን ውስጥ ለምሳሌ የተለያዩ የበጎ አድራጎት ስራዎች የሚሰሩ ለፕሮጀክት ከበጎ አድራጎት ወይም መንግስታዊ ካልሆኑ ተቋማት በራሳቸው ፍቃድ ለቤተክርስቲያን የሚሰጡት የገቢ ማሰባሰብያ መንገድ ነው።

አምባ ጊዮርጊስ ሚካኤል አምባ ጊዮርጊስ ሚካኤል በደብረማርቆስ ከተማ ከሚገኙ ትላልቅና ታዋቂ ሆቴሎች አንዱ ሲሆን ለመዝናናትና ለትልቅ ዝግጅቶች ተስማሚ የሆነ ሆቴል ነው ይህ ሆቴል እንግዲህ በጣም ብዙ ጊዜ ተወዳጅ የሆነ ሆቴል ሲሆን በጣም ልዩ የሆኑ ዘመናዊ አገልግሎቶች የሚገኙበት ሆቴል ነው።

ልማት ባንክ የኢትዮጵያ ልማት ባንክ በዋናነት ለልማት ስራዎች የሚያገለግል ቢሆንም ይህ መተግበሪያ እንግዲህ ለደንበኞቹ ሃሳቦችን እና ማደጊያዎችን ያሳያል። ይህም እንግዲህ ሀሳባቸውን አይቶ ደንበኞቻቸው ያላቸውን ቀሪ ሂሳባቸውን ማወቅ የሚችሉበት ነው።

በጀት ማዘጋጀት በጀት ማዘጋጀት ማለት እንግዲ በቤተክርስቲያን የመንገዴ ለሚመጣው ወይም ለሚቀጥለው ጊዜ ወይም አመት የገቢና ወጪ እቅዶችም ማዘጋጀና ማዘደቁ ወይም ደግሞ ከወዲሁ ዝግጅት ማድረግ ማለት ነው

አዲስ ከሚባሉ የክልል ባንኮች የሚሰለፍ ቢሆንም በአጭሩ ትልቅ አቅም ገንብቷል ኢትዮጵያ ውስጥ ካሉ አክሲዮን ማህበረሰቦች መንገዴ ባንኩ በራሴ መተዳደሪያ አክሲዮን ማህበር ነው

ቴሬሳ ህንፃ የሚባለው ደብረማርቆስ የሚገኘው ሲሆን በጣም ትልቅ ህንፃ ሲሆን የተለያዩ ሱቆችና የተለያዩ አልባሳት የሚሸጡበት ቦታ በመሆኑ ደብረማርቆስ ውስጥ ካሉ የገበያ ቦታዎች እና የንግድ ማዕከላት ውስጥ አንደኛው ነው።

አማዞን ምግብ ቤት እጅግ ብዙ የተለያዩ ምግቦች የሚገኙበት ምግብ ቤት ነው የምግብ ቤት እንግዲ ዋጋውን ነገር ግን በጣም የተመረጡ ምግቦችን ለመመገብበት ምግብ ቤት ነው

አክሲዮን ስራ ማህበር አክሲዮን ስራ ማህበር ምንለው እንግዲህ ከህብረት ስራዎች ውስጥ አንዱ ሲሆን፤ የህብረት ስራ እንግዲህ በአገራችን በከተማ ላይ በጣም በሚታወቅ የማህበር ስራ ሲሆን፤ በህብረት በመሆን የተለያዩ ህንፃዎችን በመገንባት እና ያንን ህንፃ ለተለያዩ አገልግሎቶች ላይ የሚያደርጉበት የማህበር ስራ ነው።

ሽናሽ ምግብ ምግብ ቤት ደብረ ማርቆስ ከተማ ውስጥ ካሉ ምግብ ቤቶች አንዱ ነው የምግብ የት እንግዲ የተለያዩ ጾምና ምግቦች የሚገኙ ጥብስ አልጫ ወይም በያይነት ምናምን የሚባሉ ምግቦችንበት ምግብ ቤት በመሆኑ ለምግበጣም ተመረጫ ነው

የሱፐር ማርኬት ዩኒቲ ፓርክ ሱፐር ማርኬት በአዲስ አበባ በግሮሰሪ እና የተለያዩ ምርቶችን በተለያየ መንገድ የሚያቀርቡ ሱፐርማርኬት ነው። ይህ ሱፐር ማርኬት እንግዲህ እንደየፍላጎታችን የሚያስፈልጉ ቁሳቁሶች በመምጣት እና ለምግብ እና ለመጠጥ የሚያገለግሉን ጨምሮ የሚገኝበት ቦታ ነው።

ጃፓን ኤክስቼንጅ ፍሩፕ የሚባለው እንግዲህ ከአክሲዮኖች የተመሰረተ የገበያ ማዕከል ሲሆን፤ በጃፓን ቶኪዮ የሚገኝ ሲሆን የኤሲያ ትልቁን የአክሲዮን ገበያ ነውና በጣም ታዋቂ ከሆነ የገበያ የአክሲዮን ገቢዎች ውስጥ የሚጠቀስ ነው።

ቦሊ አትራስ ራዋንዳ ውት ቦሊ አትላስ ዘምናዊ ህንፃዎች እና ጉዙ ፉቆች የያዘም አከል ነው። ከፍተኛ መንገድ ያላቸው መርቶዎች አለም አቀፍ ብራንዶች እና ካፊዎች ይዟዋል። ይህቦት አትላስ የሚባለውን እግዲህ ከከቢያ ማከሎች ውስጥ አንዱ ነው።

አፍሪካ ኢቬኑ በቦሌ መንገድ ላይ የሚገኝ ለቡቲኮች ፣ለባንኮች እና ለምግብ ቤቶች የታወቀ ቦታ ሲሆን ይህ እንግዲህ በቦሌ ከተማ ውስጥ ወይም ደሞ። አዲስ አበባ ውስጥ ካሉ የገበያ ማዕከል የሚመደብ ከፍተኛ ቦታ ነው።

አማዞን ምግብ ቤት በባህርዳር ከተማ ውስጥ የሚገኝ ምግብ ቤት ሲሆን፤ ይህም እንግዲህ የጾም እና የይፍስክ ምግቦችን ለማግኘት የሚንጠቀመው ምግብ ቤት ሲሆን ፤ ዋጋው ትንሽ ወደድ ያለ ቢሆንም እጅግ በጣም ንጹህ እና ተመራጭ ሆኑ ምግቦች የሚናገኝበት ነው። ብዙቻችን ተማሪዎች በህብረት ሆነን የመገብት የምንችለው ምግብ ቤት ነው።